ይህ መሰረታዊ የሆነ አገልግሎት ሲሆን ሰብልና ምርትን ከገለበው የምንለይበት ማሽን ነው በብዛት ያልተለመደ አሁን ላይ በስፋት የሚሰጥ አገልግሎት ነው።

ቤተሰብ እዝጋ እምታዩት ባህላዊ ሙዚቃ ነው። ዋሽንቲ ዘዋል አለባበሳቸው ደግሞ የባህላዊ ልብስን የለበሱ ተወዘዋች ውዝዋዜ ነው። እንደንተውት እና ቤተስምመስላቱ እዝጋ ባህላዊ የውዝዋዜ አለባብሳለን ነው።